በሦስት ቅጠሎች እንዲሁም በተለያዩ ሃረጎች የተከበቡ ሁለት የሚያምሩ ቀይ አበባዎችን የምንመለከት ሲሆን ቀጫጭን ሆኖ የሚታዩ አበቦችንም እናያለን።

የሚያምራለን ከጋራ ሆኖ የጨፈሩን እንዲሁም ከጀርባቸው የበቆሎ

አፄ ሀይል ስላሴ በግራና በቀኝ ታጅበዉ እየገቡ ይታያሉ እንዲሁም ከኋላ የእርሳቸው አጃቢዎች ይታያሉ።

ፎonaቲ ቭ ላይ የሚረ ዜና የቀረበ ዜና ኖምን መለከተው በምስዱ ላይ የመንግስት cሚncaሽn ሚል ከጀርቧ ጭፎ አለበት ትልጉ እና መግለጫ የሰጡ የሚታዩ የነትስው ያሉ ከታች ላይ ደግሞ በኦክታዊ ግዳዎች ላይ የመንግስት ኮሚኒctn አገልክሉት ይሰጣው መግለጫ የሚል ጽሑፍ sማr ነደብ ላይ ተጽኙ መለከተ

ሀፃናት ተሰብስበው የተጫወች የምንመለከት ሲሆን ከጀርባቸው ደግሞ የመሟሪያ ሕንፃቸውን እንመለክትለን እንዲሆም ለዎች ከጀርባቸው የሚታዩ ሲሆን ጆቾች ጅለጅ ተየይዘው ቢች 1ዓይነት ልብሰው ለብሰዋል፡፡

ሁለት ለ ይሜት ማሊዎችን የሚመለከት ሲሆን ከጀርባ ያለው ቀይና ንያለው ሆኑ ዳሴን ቢራ የሚል ማሊያ ያለበትን ሁለቱም በኩል ያለው የድየው በኩል የታጠፈን እንዲሁም በግራ በኩል ያለው ማሊያ እናው ከታቻ ያለው ማሊያ እና ከላይ እስከአላዋቹ ሲሆን አንደኛው በኩል እጁ ብቻ የታጠፈ ነው ክ ደብዘዝ ያላይነት ካለር ያለው ማለ ነው